ካሬታ የሚባለው የጓዝ ማጓጓዣ፣ በኩንታል ጓዝ እያመላለሰ የሚያሳይ ምስል ይታየኛል። መኪናና ሁለት ልጆች አሉ።

ይሄ የቦክስ ዉድድር ሲሆን በዚህ ዉድድርም ሰዎች የሚታደሙበት ዳኛ አለ።

በትልቅ ከተማ አካባቢ ያለትልቅ ግንባታ ቁመቱ በአለአራት ወለል ፎቅ የሚታይበት ግንባታ ነው። ታች ወለል ብዙ ሰዎች አሉ።

ዱባ ወይም ዝኩኒ የሚባለው የተክል አይነት ሲሆን ለምግብነት ያገለግላል። በተለይ ደግሞ ወደ ቆላማ አካበቢ የሚበቅል ይሆናል ።በጣም ከባድ ነው።

የቅዱስ ላሊበላ የበዓለ አከባበር የሚከበርበት ስነ-ስእራት ነው ቱሪስቶች በተላይ ትህሳስ ሃያ ዘጠኝ በደንብ በብዛት የሚሄዱበት ጊዜ ነው ::ይህንንም በዓል ለማክበር ብዙ ሰዎች ይታደማሉ ::

የሆነ ወንድ ልጅ ተሽከርካሪ በመገጣጠም ላይ ይገኛል የሚገጥመው ተሽከርካሪም ባለ አራት እግር ሲሆን ይሄ ተሽከርካሪም ብዙ አገልግሎቶችን ይሰጣል ሰወችንም የሚያጏጉዞ ነው።

የተስፋ ክትባት የሚባል የግጥም ርዕሰ ሲሆን ይህ የግጥሞ ስብስብ ሰዎች በጣም አስፈላጊ የሆኑ ሰዎች ሲያወሩበት ነበር ይህም ማለት በጣም አሪፍ ነው ።

የው ከሰማይ የወረደ የወረደ ፍርፍር የሚል የመፃፍ የፅሁፍ ስም ነው። ይህም ፅሁፍ ደግሞ የተፃፈው በኖህ ዘመኖች ጊዜ ነው ይህ በጣም የሚያስገርም መፅሀፍ ነው የነበረ።

ይህ ደግሞ የሚያሳየን ተራራማ አካባቢ ላይ እንዴት ጉም እየተነሳ እንደሚሄድ የሚያሳይ ሲሆን፤ ይህ ጉም የሚፈጠረውም በዝናባማ አካባቢ ውሃ ይዞ ወደ ላይ በመውጣት ዝናብ ለማዝነብ ያገለግላል።

ይህ ደግሞ የለስላሳ መጠጥ አይነት ሲሆን ሚሪንዳ በመባል ሚጠራው ነው። አሁን ላይ ብዙዎች ይፈልጉታል ይሄ ሚሪንዳ የለስላሳ መጠጥ አይነት ነው።

ይህ ደግሞ ሰጎን የሚባላዉን የአእዋፍ ዝርያ ነው የሱን አርማ ነው የሚያሳየን። ሰጎን እንግዲህ እንቁላሉ ተፈላጊ ነው ። የሱም አንገቱ በጣም ረጂም ነው።

ይህ የምናየው ዝማረ ምስቅሎ የሚባለው የእየሱስ ክርስቶስ መስቀል ሲሆን፤ በኢትዮጵያ ኦርቶዶክስ ቤተክርስቲያን በደምብ ይከበራል። ይህም በአጽንዖት የምናከብረው ባህላችን ነው።

ይህ የምታዩት የተለያየ ንግድ እና ግብይቶችን ጉአዝ የያዘ ሲሆን ዕቃ ይሸጣል እና በመሸጥ የሚተዳደር ሰው ነው፡፡

ከዚህ የምናየው የተለያዩ መሳሪያዎች አሉ። እነሱ እንዴት ገበያ ላይ እንደሚሸጡ የሚያሳይ ነው። በጣም ዘመናዊ የሆኑ መሳሪያዎች ናቸው ።ብዙ በጣም ብዙ ናቸው። እነዚህ ግብይት ላይ እና ንግድን ያሳያል።

ይህ ሌላ ሰው የሚባል ምስል የተሳለ ሲሆን ግማሽ ጎኑ ቢጫ ግማሽ ጎኑ እንደ ሰማያዊ የሆነ ምስል ሲሆን ይሄ ምስል በጣም የተገረመና የተመሰጠ ይመስላል።

ደግሞ ገና ፀሐይ ከመውጣቷ በፊት ከወንዝ ዳር ምን እንደሚመስል የሚያሳይ ምስል ነው። እንዲሁም እፅዋታችን አሉ። በጣም የሚያምር

ይህ ደግሞ የተለያየ መጓጓዣ እና ተሽከርካሪዎች ባንድላይ ቤት ውስጥ ሁነው የሚያሳይ ሲሆን የተለያዩ ጉዞችን ነው የሚያጓጉዘው።

ይህ በምስሉ ላይ የምናየው በብርጭቆ ወይም በተለያዪ እቃዎች እፅዋት እንደት ማብቀል እንዳለብን የሚያሳይ ሲሆን። እፅዋቶችን ውሃ ያጠጣልናል።

የቤት እንስሳት ክትባት ያስፈልጋቸዋል። የዱር እንስሳት ደግሞ በተፈጥሮ በሽታ የመከላከል አቅም አላቸው።

ይህ የጁስ አይነት ሲሆን በጣም የሚጣፍጥ ጁስ ሲሆን ሰዎች ደግሞ በጣም የሚወዱት ጣፋጭ የሆነ ተወዳጅ እና ለሰዉ ልጆች በጣም አስፈላጊ ነው ።

ይህ ደግሞ ዶሮን እንዴት በፀባይ መንገድ ማርባት አለብን በሚለው ጉዳይ ዶሮዎችን አንድ ላይ አድርጎ የሚገኝ ሰው ነው ይህ ደግሞ ለኢትዮጵያ በጣም ጠቃሚ ነው።

ይህ ደግሞ መኪና ከገጠራማ አካባቢ ጓዝ ጭኖ እየተጓዘ የሚያሳይ መኪና ነው ይህ ተሽከርካሪ ብዙ ጉልበት አለው ጓዞችን እንዲሁም የተለያዩ ነገሮችን ያጓጉዛል።